የዱር እንስሳት ለማዳ ያልሆኑ ከሰው ጋር ለማዳ ያልሆኑ እንስሳቶች ሲሆኑ እነዚህን እንስሳቶች በዱርና በጫካብቻ የሚኖሩ እንስሳቶች ናቸው። እነዚህን እሳቶች በጫካ ብቻ ተጠልለው የሚኖሩ እንስሳቶች ናቸው።

የእርሻ ማሸኖች የእርሻ ማሸኖች ማለት በአጭር ሰአት የግብርና ስራንና የተለያዩ የእርሻ ስራዎችን ሊያቀሉልን የሚችሉ ዘመናዊ የሆኑ መሣሪያዎች ናቸው እነዚህ መሳሪያዎች ትራክተር እርሻ ማረሻ ዘመናዊ ማጨጃ ማሽን እና የመሳሰሉትን እንጠቅሳለን።

ሰብሎች ለመግቢነት የሚያገለግሉ ሲሆን እነዚህ የምግብ ሰብሎች ስንዴ በቀሎ ጤፍ በርበሬ እና የመሳሰሉት ናቸው እነዚህ ብሎች በክረምትና በበጋ በመስኖም ሆነ በክረምት ዝናብ በዝናብ ሊገኙ የሚችሉ ሰብሎች ናቸው።

የህፃናት ህክምና ማለት ጻናትን በሽታ እንዳያጠቃቸው በበሽታው ተጠከው ህጻናት እንዳይሆኑና ህፃናት እንዲሆኑ የሚገና የህፃናት ህክምና አገልግሎት ይሆን እንዲሆኑ ይረዳናል

ተላላፊ በሽታዎች ማለት ከአንድ ሰው ወደላይኛው የምትላለፉ በሽታዎች ሲሆኑ እነዚህ በሽታዎች በተለያዩ ምክንያቱ እነዚህ በሽታዎች በሙሉ የሰው ልጆች ጉዱ የሚች በሽታዎች ናቸው

መድሀኒት ማለት ከተለያዩ ነገሮች የተቀመመ ሲሆን መድሀኒት ከእፅዋት ከተለያዩ ነገሮችን ሊሰራ ይችላል። መድሀኒት በሰውነታችን ውስጥ ያለውን በሽታ የሚፈውስልን እና በሽታው አገግሞ ወደየትኛው ወደነበረው ወደ ጤንነታችን እንድንመለስ ይረዳናል።

የጤና ፖሊሺ ንዘዊ የጤና ቪንዘዊ ለማህበረ ሰው የሚሰጥ የምክራ አገልግሎች ስልሆን ይሄ በጤና ሰው ውሪያ ለማህበረ ሰው የሚሰጥ አገልግሎች ማህበረ ሰው ጤና ና የውህም አበረ በንዙ ገየተለያይ አስተሳ ሰዎች የግንዛይ አይነት ነው።

ገበሬዎች ገበሬዎች ባህላዊ ሆነ ዘመናዊ የእርሻ ስራ በስነ ስርዓትና ይከተላሉ። እነዚህ ዘመናዊ እርሻ አስተዳደር የተከተሉ ገበሬዎች ጥሩ የተሻለ ምርጥ ያገኛሉ ባህላዊ በአንፃሩ ምርቶችን የተሻለ ምርቶችን።

ስለ ወሲብ ጤና ማለት በአግባቡ ካልተያዘ የተለያዩ ችግሮች ሊያመጣ ይችላል። እነዚህ የተለያዩ ችግሮች በተለይ በሽታዎች ምክንያት ራሳችን ሊጎ ይችላል። ለምሳሌ ኤች አይቪ ኤድስን መጥቀስ እንችላለን ኤች አይቪ ኤድስ ሊተላለፍ ይችላል።

የዓለም አቀፍ የጤና ንክብካቤ የተደራሽነት ማለት የዓለም ሕዝቦች እንዴት ዓይነት የጤና አጠባበቅ የጤና አጠባበቅ ግንዛቤ እንዲረዱ እና የጤና አጠባበቅ ግንዛቢዎችን የሚያስረዳ የስነር ጤና ዘርፎችን የያዘ ነው።

አግርቦ ኬሚካል አግረው ሚአረምን ለማጥፊያ እነት አገልግሎት የሚወሉ ኬሚካሎች ስለሆኑ እዲ የግብር እና ንክ ኬሚካሎች አረምን እህሉን በአግባቡ አረሙ እንዳይበላው አረምን በሰዓቱ ለማድርም እና አረሙን ለማጥጣት የሚያገለክሉ ኬሚካሎች ናቸው፡፡

የዘር እርሻ የዘር እርሻ ማለት የህሎች ጥርቅም ሲሆን፤ የተሻለ ምርት ለማግኘት ሲባል እህሎች ተመርጠው እና ተለይተው የሚቀመጡ እህሎች ናቸው። እነዚህ የተሻለ ምርትን ያስገኙናል።

የከባቢ እና የአካባቢ ጤና ማለት አካባቢያችን እዴት ማጽዳት እንዳለብን እና እንዴት ንጹህ ማረግ እንዳለብን የሚረዳ የጤና እንክብካቤ ትምህርት ሲሆን አካባቢያችን ከተለያዩ በሽታዎች እና ከተለያዩ በሽታ አምጪ ተዋሲያን አካቢያችን እንዴት መጽዳት እንዳለብን የሚያሳይ የትምህርት ዘርፍ ነው።

እንስሳት የዱር እንስሳት ማለት ለማዳል ያልሆኑ እንስሳቶች ናቸው። በጫካ ሊኖሩ ይችላሉ እነዚህ የዱር እንስሳት ከምንላቸው ዉስጥ ጅብ፣ አንበሳ የመሳሰሉትን ልንጠቅስ እንችላለን። አንበሳ ማለት ታላቅ ገናና የሆነ ትልቅ የዱር እንስሳ ነው።

መስኖ ስርዓቶች የጓሮ አትክልት የጓሮ አትክልት ማለት ከግቢያችን ውስጥ የምንጠቀምባቸው ሲሆን ለምሳሌ እንደ ጎመን ፣ሰላጣ ፣ካሮት የመሳሰሉትን በመግቢያችን ውስጥ አምርተን የምንጠቀምባቸው የጓሮ አትክልት ይባላሉ።

የገበሬዎችን ስራ ለማቃለል የሚጠቅም የማሽኖች አይነት ሲሆን ለምሳሌ ትራክተር ትራክተር ማለት በአጭር ሰዓት እርሻን ለማከናወን የሚያገለግለን መሳሪያ ነው ሌላም ለማጨድ የሚያገለግሉ መሳሪያ አገልግሎት ላይ የሚውሉ የእርሻ ማሸኖች አሉ።

የምግብ ሰብሎች የምግብ ሰብስ ለምሳሌ ጤፍን በቀሎ እና የመሳሰሉት ሰብሎች በበገም ሆነ በመስኖ ወይም በክረምት ሰዓታት ሊመጡ የሚችሉ ተዘርተው ሊገኙ የሚችሉ አይነቶች ናቸው።

ፀረ አረም ፀረ አረም ማለት ለምሳሌ 2 አይነት ፀረ ልማት አለ። አንደኛው አበባ ያላቸውን የሚያጠፋ ሲሆን፤ ሁለተኛው ደግሞ አበባ የሌላቸውን ያጠፋል እንጂ ጉልበታችንን እንዲቀንስልን ያደርጋል።

አግሮ ኬሚካል አግሮ ኬሚካል ማለት ሰብሎችን ከተለያዩ ተባዮች ለመጠበቅ ሲባል የምንጠቀማቸው ኬሚካሎች ናቸው። ለምሳሌ ስንዘራ በመጀመሪያ ጊዜ ሰብሎችን በኬሚካሉ አሽተን ልንዘራ እንችላለን።

የመስኖ ስርዓት መስኖ በበጋ ወቅት የምናመርተው ምርት ሲሆን ለምሳሌ ስንዴ ልናመርት እንችላለን። ስንዴ በበጋ ወቅት ዝናብ ያጠረ በሆነበት ስዓት ውሃዎችን ከተለያዩ ኩሬዎች በማምጣት መስኖ ልናመርት እንችላለን።

እህሎች ለምሳሌ ስንዴ፣ ባቄላ፣ አተርን መጥቀስ እንችላለን። በቄላ እና አተር ለውጥ የሚያገለግሉ ሲሆኑ እንዲሁም ስንዴ ደግሞ ለእንጀራ አገልግሎት የሚውል ከጥሬ ሰብሎች ልንመደበው የምንችለው ሰብሎች ናቸው።

የምግብ ሰብሎች የምግብ ሰብሎች የምንላቸው ሰንዴ ባቄላ ገብስ ጤፍ የመሳሰሉትን ሲሆን በበጋና በክረምት ልናመርታቸው እንችላለን እነዚህን በአጠቃላይ የምግብ ሰብሎች ልንላቸው እንችላለን።

የእንሰሳት እርባታ የእንሰሳት እርባታ ማለት እንስሳቶችን በዘመናዊውም ሆነ በባህላዊ መልኩ ልናራባ እንችላለን ።ለምሳሌ የደሮ እርባታ የደሮ እርባታ በዘመናዊ መልኩ ማራባት እንችላለን። እንስሳት የከብት እርባታም ፣ላምም ልናራባ እንችላለን።

እንስሳት ብርቅዬ እንስሳት ማለት በተወሰኑ ቦታዎች ብቻ የሚገኙ ናቸው። ለምሳሌ በሰሜን ብሔራዊ ፓርክ ዋሊያ፣ ጭላዳ ዝንጀሮ እና ቀይ ቀበሮ ይገኛሉ። እነዚህ ብርቅዬ እንስሳት ይባላሉ።

የዱር እንሰሳቶች ለምሳሌ ብርቅዬ እንስሳቶችን መጥቀስ እንችላለን። እንደ ኢትዮጵያ ሰሜን ተራሮች ውስጥ የሚገኙ ጭላዳ ዝንጀሮ፣ አይቤክስ ማለትም ዋልያ እንዲሁም ቀይ ቀበሮን መጥቀስ እንችላለን። እነዚህ በስሜን ተራሮች ብሔራዊ ፓርክ ይገኛሉ።

ኦርቲ ካልቸር ማለት የተለያዩ ፍራፍሬዎችን አበባዎችንና ተመሳሳይ ዝርያ ያላቸው አትክልቶችን የምናመርትበት እና የምናሳድግበት የግብርና ዘርፍ ነው ይህ ግብና ዘርፍ ኦርቲ ካልቸር ብለን እንጠራዋለን።

መስኖ ለምሳሌ በበጋ ወራት ዝናብ ባጠረበት ሰአት ጊዜ ውኃዎችን ከተለያዩ ኩሬዎች የተለያዩ አትክልቶች የምናመርበት ነው ለምሳሌ ስንዴ ገብስ በቀሎ የመሳሰሉትን ልናመርት እንችላለን።

እንስሳት ህክምና እና እንስሳቶችን ከተለያዩ በሽታዎች ለመከላከል ቅድመ ዝግጅት ቅድሚያ ክትባት እንስሳቶችን ልንከትብ እንችላለን። ለምሳሌ የዶሮ ክትባት፣ የከብት ክትባት በሽታ ከመከሰቱ በፊት ቅድሚያ ልንከትባቸው ወይም ልንከላከልበት የምንችል ነው።

የበጋ መስኖ የበጋ መስኖ ማለት ዝናብ በሌለበት ሰዓት ከወንዝም ሆነ ከተለያዩ ኩሬዎች ውሃዎችን በማምጣት በጄኔሬተር በበጋ የምናመርተው መስኖ ነው። ለምሳሌ የስንዴ ፣በቆሎ እና የመሳሰሉትን አትክልቶች በበጋ ልናመርት እንችላለን።

የእንስሳት ህክምና እንስሳቶችን የተለያዩ ተህዋሲያንን ህክምና በሽታዎች እንዳያጠቋቸው እንስሳቶችን ቅድመ ክትባት እንከትባቸዋለን። እኒ እንስሳቶች ጤናማ እና ምርታማ እንዲሆኑ እንስሳቶችን ቅድመ ህክምና መከተብ ማለት ነው።

አግሮ ኬሚካል፡ አግሮ ኬሚካሎች ለምሳሌ ጸረ አረምን መጥቀስ እንችላለን። በተለያዩ አበባ ያላቸውና አበባ የሌላቸውን አረሞች ለማጥፋት የሚችል ኬሚካል ነው፤ ይህ ኬሚካል ጉልበትን ይቀንሳል።

የምግብ ባንኮች የምግብ ባንኮች ማለት የተለያዩ የምግብ ዝግጅት ሲሆኑ እነዚህ የምግብ ዝግጅቶች የተለያዩ አትክልቶችና ጥራጥሬዎች ሊዘጋጁ ይችላሉ እነዚህ በተለያየ የምግብ ባንኮችን ልንላቸው እንችላለን።

መስኖ ሥርዓቶች የመስኖ ስርዓቶች የጓሮ አትክልት እና የተለያዩ ማሳ ላይ የምንዘራቸው አትክልቶችና ጥራጥሬዎችን ልንጠቅስ እንችላለን። እነዚህ የመስኖ ስርዓቶች ይባላሉ። እነዚህ የመስኖ ሥራ ዝናብ አጠር በሆኑ ሰኣት ጊዜ የምንጠቀምባቸው መስኖዎች ናቸው።

የዱር እንሰሳ ማለት ለማዳ ያልሆኑ በዱር ውስጥ የሚገኙ እንስሳት ናቸው። ለምሳሌ ጅብ፣ አንበሳ ፣ዝንጀሮ ፣ጦጣ ጭላዳ የመሳሰሉትን ልንጠቅስ እንችላለን። እነዚህ የዱር እንስሳቶች ከሰው ልጅ ራቅ በለው የሚኖሩ ናቸው።

ዘመናዊ ማለት የተለያዩ ቅባቶችን የቴክኖሎጂ ግባቶችን በመጠቀም የተሻለ ምርጥ ለማግኘት የምንጠቀመው ኢንዱስትሪ አገልግሎት ነው ምርትን ለማምረት ያገለግለናል

የጓሮ አትክልት የጓሮ አትክልት ማለት በግቢያችን ውስጥ የተለያዩ አትክልቶችን በምንጠቀምባቸው ሲሆን፤ ለምሳሌ ጎመን፣ ሰላጣ፣ ማንጎ እና የመሳሰሉትን በጓሯችን አምርተን የምንጠቀምባቸው ናቸው።

የዱር እንስሳት ዛፍ ላይ ተንጠልጣዮች ለምሳሌ ጭላዳ ዝንጀሮ ጦጣ የመሳሰሉትን ልንጠቀስ እንችላለን ጭላዳ ዝንጀሮዎች ላይ እንጠለጠላሉ እንዲሁም ጦጣም ከዛፍ ላይ ይንጠለጠላል።

ገበሬዎች፡ ገበሬዎች ማለት የተለያዩ አትክልቶችንና ሰብሎችን ሊያመርቱ የሚችሉ ናቸው። እንዲሁም በተጨማሪ የእንሰሳት እርባታን ጨምሮ ሊያረቡ ይችላሉ። እነዚህ ገበሬዎች ይባላሉ፤ ገበሬዎች በበጋም ሆነ በመስኖ የተለያዩ ሰብሎችንና አትክልቶችን ሊያለሙ ይችላሉ።

የእርሻ ማሸኖች ለምሳሌ የትራክተር፡ ትራክተር ማለት በአጭር ሰዓት ውስጥ ብዙ ቦታዎችን ሊያርስልን የሚችል ዘመናዊ መሳሪያ ነው። ይህ መሣሪያ ጉልበት ለመቀነስና በአጭር ጊዜ ውስጥ ብዙ ቦታዎችን ከቨር ለማድረግ ያገለግላል።

የሰው ልጅ የምንላቸውም ትክክል እና ሌሎችን ያጠቃልሉ የሰው አይነካቸው ለምሳሌ ምስር በቆሎ መጥቀስ እንችላለን ትክክል ሲሆን ለወጣ አገልግሎት የሚሆን ነው እንዲሁም ምስርም ተጨማሪ አገልግሎት ይውላል።